የጨረታ ማስታወቂያ የጨረታ ማስታወቂያ አንድን ነጠር ለመጥጠ ወይም ለማከራየት ሲፈለግ በዛ ነገር ላይ ሰዎች በማወዳደር እና ዋጋ ብልጫ ያመጣውን ሰው ያንን እቃ በመሸጥ ወይም በማከራየት የምንጠቀምበት የማስታወቂያ አይነት ነው።

ሊፒስቲክ በአብዛኛው ጊዜ ለሴቶች የሚዉል ሲሆን ይሄም እንደ ቅባት ነገር ያለ ሲሆን በከንፈራቸው ላይ በመቀባት እና ከንፈራቸውን እንዲያለሰልስላቸው የሚጠቀሙት የመዋቢያ መሳሪያ ወይም እቃ ነው።

ግራር ግራር በአብዛኛው ጊዜ በበረሃማ ወይ ሞቃታማ አካባቢ የሚበቅል እና ቀጣሉ በጣም ትንሽ እና ቅርንጫፎቹ በጣም የሚያንሰራራ እሾሃማ የሆነ የአትክልት አይነት ነው።

ሆቴሎች ሆቴሎች በጣም ሰፊ የሆኑ ምግብ ቤቶች ሲሆኑ እነዚህም ምግብ ቤቶች መጠጦችን ና የተለያዩ ምግቦችን ያጠቃልላሉ።

ቅባቶች ቅባቶች የፈሳሽ ወይም የጭቃ ይዘት ያላቸው የሱፐር ማርኬት ሲሆኑ እነዚህ ቅባቶች የሰውነት ቆዳን ለማለት ለሚጠቅሙ የውበት መጠበቂያ ምርቶች ሲሆኑ በኢትዮጵያ ሱፐር ማርኬቶች ውስጥ እነዚህ ቅባቶች ምን ያህል ይችላሉ

የላሊበላ ውቅር አብያተ ክርስቲያናት በኢትዮጵያ በጣም በመጎብኘት ከፍተኛ ገቢ የሚያስገኙ የቱሪዝም የሆኑ ቦታዎች ናቸው።

የካቶሊክ ሃይማኖት የካቶሊክ ሃይማኖት በኢትዮጵያ አነስተኛ ቁጥር ያለው ያለው ሀይማኖት ሲሆን ይህም ጌታችን ኢየሱስ ክርስቶስ ገና አልተወለደም ወደፊት ወለድ ብሎ የሚያምኑ ሃይማኖቶች ነው።

የአማራ ክልል ባንዲራ የአማራ ክልል ባንዲራ ቀይናነ እና ቢጫ ቀለም ያለው ሲሆን ይህም እያንዳንዱ ቀይ እና ቢጫ ከለሮች የራሳቸው የሆነ ትርጓሜም አላቸው።

ቆዳ ጫማዎች ወደ ጫማዎች በተለያዩ የከብት አይነቶች ከበሬ ሊሆን ይችላል ከላምም ሊሆን ይችላል የሚዘጋጁ በፋብሪካ የሚዘጋጁ የጫማ ዓይነት ቆዳ ጫማዎች ናቸው

የአውራምባ ማሕበረሰብ የአውራምባ ማህበረሰብ በጎንደር አካባቢዎች የሚገኝ ማሕበረሰብ ሲሆን ይህም ሥራዎችን የወንድ እና የሴት ሳይል በመከፋፈል የሚሳራ የማሕበረሰብ ክፍል ነው።

ሳሙና ሳሙና የተለያዩ ቅባት አዘል የሆኑ እንደዚሁም ደረቅ ቆሻሻዎችን ለማስወግድ የሚንጠቀምበት አንደኛው መዋቢያ እና የውበት መጠበቂያ ዕቃ ነው።

የስፖርት ዜና የስፖርት ዜናዎች በተለያዩ ሰዓቶች ውስጥ የሚደረጉ ስፖርታዊ ጨዋታዎችን ሁኔታቸውን እና ክስተቶችን እናንደዚሁም የተለያዩ ሽንፈቶችን የሚያስተላለፍ ዜና ነው።

የመኪና መንገድ አገልግሎት የመኪና መንገድ አገልግሎት በአብዛኛውን ጊዜ እንደሀገራችን በከተማዎች አካባቢ እየተስፋፋ ያለ ነገር ግን አካባቢ የሚያስፈልግ የመሰረቱ የአገልግሎት ነው

የትግራይ የጭፈራ ባህል የትግራይ የጭፈራ ባህል አንገትን ዝቅ በማድረግ እና ክብ ሰርቶ በመዞር የሚከናወን የጭፈራ ባህል ሲሆን፤ እንደዚሁም ለረጅም ጊዜ ሳይደክሙ መጨፈር የሚቻል እና ቀላል የሆነ በጣም ድስ የሚል የጭፈራ ዓይነት ነው።

ተራራማ አካባቢዎች ተራራማ አካባቢዎች በከፍታ ደረጃ በጣም ከፍ ያሉ የመልከዓ ምድር አይነቶች ሲሆኑ እነዚህም አየራቸው ቀስቀዝ የሚል የመልከዓ ምድር አይነቶች ናቸው።

ቴሌግራም ቴሌግራም የተለያዩ የጽሑፍ መረጃዎችን ወይም ፎቶዎችን እና ተንቀሳቃሽ ምስሎችን በማጋራት ሰዎች እንዲጠቀሙ የሚያደርግ እና እንደዚሁን ሰዎችን ጋር ለማውራት የሚጠገም ማህበራዊ ሚዲያ ሲሆን ቴሌግራምን እንዴት መክፈት ይቻላል?

የጆሮ ጌጥ በአብዛሕኛውን ጊዜ በሴቶች ዞሮ ላይ የሚንጠለጠል የጌጣ ጌጥ ዓይነት ሲሆን ይህም የራሱ ይሆነ ትርጉም ያለው እና የተለያዩ አሠራሮች ያሉት ጌጣ ጌጥ ነው።

ዋግምት ከባህላዊ ሕክምናዎች ውስጥ አንዱ ሲሆን ይህም ሰዎች ጀርባቸውን በሚታመሙበት ጊዜ ወደ ወጌሻው በመሄድ ክብሪት በመለኮስህና በብርጭቆ በመሸፈን የሚነደውን እሳት በመሸፈን ቆዳው ወደላይ እንድነሣ በማድረግ የሚታክምበት የባህላዊ ሕክምና ክልል ነው።